አንድ ወረቀት ይዘት ያላቸዉን ነገሮች ለማላጠቅ እሚጠቅመን የግሉ አይኘት ፕሮዳክት ነዉ። እንደሚታየዉ ስሙ ሱፐር ግሉ ይባላል ካጠገቡ ደግሞ ለመንደል እሚያገለግልለን የመርፌ አይነት ይዘት ያለዉ ብረት አለ።

ገበታ የሚባለውን የኢትዮጵያ ወይንም የሚያሳየን ኒው የሚል አዲስ ምርጥ መሆኑን ለማስተዋወቅ ነው ገበታ ተብሎም በኢትዮጵያ አፃፃፍ ተጣምሮ ተጽፎበታል ከዛ በኋላም ሚዲያም ድራይ ወይን ማለት ነው ይህም ሚዲያም የሆነ ደረቅ ወይ ነው ለማለት ነው ማስታወቂያው።

በተለያዩ ጥለቶች ያሸበረቀ የጋቢ የልብስ አይነት ጋቢ እንግዲህ በጣም ብዛት ባላቸው የሚሰራ ለብርድ የሚለበስነው ሁሉም በተረዋል ሁሉም ሁሉም የተለያየ የጥለት አይነት ያላቸው።

በኢትዮጵያ ወጣ ባሉ አካባቢዎች ላይ ያለች እናት የተለያዩ ወተቶችን እያለበች ነው ያለችው ከአጠገቧ ደሞ ጥጃ ተይዛ ትታያለች ከታች ደግሞ የተለያዩ እበቶች አሉ እንዲሁም ከታች ደግሞ የተለያዩ ጫካ ድንጋዮች አሉ።

የተለያዩ አትክልት እና ፍራፍሬዎች አጠቃላይ ያሉበት የገበያ ማዕከል ነው። ላይክ ሽንኩርት ፣ነጭ ሽንኩርት ፣ካሮት ፣ቲማቲም እና ደግሞ ዝኩኒ ፣ብሮኮሊ ምናም በአንድ ላይ ያሉበት።

ከቤት ውስጥ መገልገያዎች ውስጥ አንዱ የሆነው የምግብ መመገብያ መቀመጫ ጠረጴዛና ወንበሩ በቀለሙ ቡኒ የሆነ ከእንጨት የተሰራ መቀመጮች አሉት። ብርጭቆ የተሰራ ደግሞ ጠረጴዛ አለ።

መሀል ላይ የፀደይ ቅጠል የተሰፋበት ሰፌድ ብሮዴክት ነው የምናየው የቅጠሉ ቀለም ብርቱካናማ ሲሆን ከዳር ደግሞ ሰማያዊ ቀለም ነው የሌላኛው ሰፌድ ቀለም ደግሞ።

ከፊለፊት ሰዎች ቁመውና ቁጭ ብለዋል ቦታ አነስ ያለች የምግብ ቤት ናት። መታጠቢያ ቦታ ላይ የሆነ የታጠበበት ነው ከላይ ደግሞ አነስ ያን ጥላ አይነቶች ሳፋሪ ኮም አይነት የተጻፉበት አለ።

ከቤት መገልገያዎች መካከል አንዱ ሳጥን ነው የምንጠቀመው ከጎኑ ደግሞ የተለያዩ ሰዎች እንዲሁም ደግሞ ወርቅ አማርኛ ያለው የፈረስ እንደ ማሳያ መደርያ ማድረግ እንችላለን ደግሞ ከታች ደግሞ የተለያዩ ነገሮችን መሳሪያው አለው።

በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስትያን ውስጥ በየጊዜው የሚዘጋጁ የጉባኤ አይነቶች አሉ ማለትም ትምህርት የሚማማሩባቸው ማለት እና ይሄ ሰውዬ እየሰበከ ነው ያለው ምእመናኑን ከኋላ ደግሞ የተለያዩ ጳጳሳት መነኮሳት ቆመው ይገኛሉ ከኋላ የተለያዩ የቤተ ክርስቲያኗ ስዕል አድኖዎችም አሉ።

ቅንጦት ያለውና በጣም የሚያምሩ የተለያዩ የቅንጦት መኪናዎች ያሉት ግቢው በአረንጓሮች ሳሮች የተሸፈነ የጋራ የጋርደን የጽዋት መንከባከብ ያለው ጣራው ጥቁር ግርግዳ ደግሞ ግራጫ ቀለም ያለው ሆኖ በጣም ያምራል።

በክረምት አካባቢ በተለይ በደንብ የሚዘወትር ማሸላ ነው የሚታየው ይህ ማሽላ በሰኔ አካባቢ ተዘርቶ በነሀሴ አካባቢ ይቆረጥና ለምግብነት ይውላል ለምግብነት የሚውለውም በተለያየ እሳት በመጥበስ ነው።

የገበያ ማዕከል ውስጥ ሆኖ የተለያዩ የቦንዳ ልብስ ሻጮች ልብሳቸውን ሸክፈው ወደ ቤታቸው እየሄዱ ነው፤ ምክንያቱም ህግ አስከባሪ መጦ ወይም የቀይ ዱላ በመባል የሚታወቁት እያባረሯቸው ነው።

ሱፐር ማርኬት ውስጥ የተለያዩ የተደረደሩ የሶፍት ዓይነቶች አሉ። ከነዛ መካከል ቪቫ የሚባለው ሶፍት ዓይነት አለ ከዛ ናይስ የሚባል ደግሞ ከታች አለ የተለያዩ የሶፍት ዓይነቶች ሲሆኑ ከተለያዩ ነገሮች ለማጽዳት የምንጠቀምባቸው መጥረጊያ የሆኑ ለስላሳ ወረቀቶች ናቸው።

ዜና እያቀረቡ ነው ያሉት ጠቅላይ ሚኒስትሩ እና አቶ ደመቀ መኮነን አክብሮታቸውን ለተለያዩ የህዝብ ተወካይ ምክር ቤቶች እየገለፁ ነው ያሉት። ጠቅላይ ሚኒስትር አብይ ስለ አቶ ደመቀ መኮነን ምን አሉ በሚል ንዑስ ርዕሰ ጉዳይም ነው ዜናው ሚያትተው።

አንድ ገበሬ አትክልቶችን ከሌሎች አዝርቶች ለይቶ በዝህኛው እየዘራ እና አሁን እየኮተቆተነ ያለው። በለይኞ ደግሞ በጣም የሚያምርሁኑ የበቀለ የማሽላ ማሳ አለ ። ይህኞው ደግሞ ለአትክልቶች እና በተለያዩ ይቤትፍ ጆታ ሚውሉትን የሚተክልበት ቦታ ነው።

ኢትዮ ቴሌኮም ድርጅት ምልክት ነው። ይሄ ከላይ ኢትዮ ቴሌኮም በደማቁ በእንግሊዘኛ ተጽፎውበት ከታቹ በአማረኛ ያለው በአሁን ሰዓት ላይ በጣም በማድርግ እና ትርፍ በማግኘት ላይ ያለ ድርጅት ነው። የተለያዩ ፕራይዞችንም ለተጠቃሚው ይሰጣል።

በጎንደር ከተማ ውስጥ የሚካሄደው በጣም ትልቅ ባህል አለ። ጥምቀት ባህል በዛ የጥምቀት ባህል ላይ ሴቶች እንደምታዩት የጃኖ ቀምሳቸውን አድርገ አምሮባቸው ይወጣሉ። ታቦታቱንም ወዳ ቤተ ቤተ ክርስቲያኑ ለመመለስ ማለትን ነው።

እንግዲህ በምስሉ የምናየው የእቃ አይነት ዘርፈ ብዙ ጥቅም ያለው ነው። ማለትም ሰአትን ለማየት ይጠቅመናል አላርም ለመቅጠርም ይሆነናል የአካባቢያችንን ሙቀት ለመለካትም ይጠቅመናል እንደገና ደግሞ ቀኑንም ለማወቅ ለመመዝገብም በደንብ ይጠቅመናል።

አምስት የድራፍት ብርጭቆዎች ይታዩኛል። ድራፍት በውስጡ በዛ ያለ የአልኮል መጠን ያለው መጠጥ ነው። እና ደግሞ ሰዎች በተለይም ወንዶች ላይ ተዘዉትሮ የሚጠጣ የአልኮል መጠን ያለዉ መጠጥ ነው።

አንበሳ የሚባል የባስ አይነት ነው ይህ ባስ ከላይ ደብዘዝ ያለ ቢጫ እና ከታች ደግሞ ቀይ ነው። ከኢትዮጵያ ከተመሰረቱት የባስ እንትኖች ቀዳሚውን የሚይዘው እሱ ነው። እንደምታዩት ባሱም ትንሽ በእድሜ እርጀት ያለ ነው።

አንድ የባስኬት ኳስ እና ጫማ ይታየኛል ጫማው የሚጠቅመው ባስኬት ቦል በምንጫወትበት ጊዜ ለብሰን እንድንጫወት ለማመልከት ነው። የጫማው ቴክስቸር ጥቁር እና ነጭ ደግሞ ሶል ያለው ነው።

የእንስሳት ማርቢያ ቦታ ላይ የተለያዩ ከብቶች መኗቸውን እየተመገቡ ይገኛሉ። የሚመገቡትም የመኖ አይነት ጭድ ነው። ባብዛኛው ላሞች ናቸው የሚታዩትም የሚታዩት እዚህ ስዕል ላይ። እናም ደግሞ ዝርያቸው ከሌላ ሀገር የተዳቀሉ ላሞች ናቸው። እንዲሁም የወተት እና የስጋ አቅርቦታቸው በጣም አሪፍ ነው እነዚህ ላሞች።

የሶስት ሀገር መሪዎች አንድ ላይ ስብሰባ እያካሄዱ ይገኛሉ። የስብሰባው ተካፋይ የሀገሮች ስም ኢትዮጵያ፣ ቱርክ፣ ሶማሌ ናቸው። ከኋላቸውም ሁለት ሁለት ጊዜ የተሰቀለ የእያንዳንዱ ሀገር ባንዲራ አለ ጠረጴዛቸውም ላይ አበባ ተቀምጧል።

ምስሉ ላይ የሚታየው እንግዲህ የዳሽን ባንክ አርማ ነው። በትልቁ ዳሽን ባንክ ተብሎ በእንግሊዝኛም በአማርኛም በትልቁ ተፅፎበታል ከላይ ደግሞ ሶስት ማዕዘን ያለው ሁለት ሰፋፊ ጥቁር ነጠብጣቦች ያሉት ነው።

በገጠር አካባቢ የሚኖሩ አራት ልጃገረዶች ሜዳ ላይ ቁጭ ብለው በትምህርታቸው ጉዳይ ላይ እየተወያዩ ነው። እንዲሁም ሶስቱ እየተረዳዱ ነው አንዷ ደግሞ እያጠናች ይመስላል።

በአዲስ አበባ ከተማ ውስጥ ላይ የሚጓዙ ሰዎች እና መኪና ባሶች ይታያሉ። ሰዎች ታክሲ ተሳፍረው ለመሄድ የግድ ይሄንን ሰልፍ መሰለፍ አለባቸው። እንደሚታየው ሰልፉ በጣም ረጅም ነው። በዛኛው አስፓልት ደሞ በተመሳሳይ ባሶች በተጨናነቀ ሁኔታ ላይ ሆነው ይታያሉ።

ወደ ጎጃም ገጠራማ አካባቢ ያሉ ሶስት ሴት ህፃናት አሉ። ሁለቱ የተለያዩ እህሎችን በአናተቸው ተሸክመዋል። አንዷ ደግሞ ምንም ነገር አልተሸከመችም። ሁሉም በሚያምር ፈገግታ ነው ፎቶ ላይ የሚታዩት ከኋላቸው ደግሞ አረንጓዴ በጣም የሚያምር መልካአምድር ይታያል።

ሚታየው እንግዲህ ደሴት ነው። ደሴት ማለት ደግሞ በተለያዩ የውሃ አካላት ተከቦ የሚገኝ የመሬት አካል ነው። ደሴቶ እንግዲህ ለብዙ ነገሮች ይጠቅማሉ ለተለያዩ ቤተክርስቲያናት መስሪያ ለተለያዩ መዝናኛዎች መስሪያ ያገለግላሉ።

የመማሪያ ክላስ ውስጥ ብዙ ተማሪዎች መምህራቸው የጠየቃቸውን ጥያቄ ለመመለስ እጃቸውን አውጥተዋል። ቡኒ ሹራብ እና ሰማያዊ ሸሚዝ ነው የዩኒፎርም አይነታቸው። የተወሰኑት ደግሞ ጥያቄውን መስራት ላይ ናቸው ገና እጃቸውን አላወጡም።

አንድ እናት ቤቷ ውስጥ ሳት አየይዛ ቡና ለማፍላተት እያጠበች ነው ጣቶቿ ላይ ሁለት የብር ቀለበጦች ያሉ ሲሆን ወደ ወሎ ገጠር አካባቢ ያሉ እናቶችን ትመስላለች እንደ አለባበሷ ከሆነ።

ሶማሌ በሚባል ክልል ውስጥ ያላቸውን የአለባበስ ሁኔታ እና የአጨፋፈር ስልት በአንድ ወገን ሴቶች በሌላኛው ደግሞ ሴቶች ተደርድረው ለማህበረሰቡ በማቅረብ ላይ ናቸው ትርኢታቸውን። ህዝቡም ደሞ በተመስጥኦ እየተመለከተ ነው።